ይህ የግንባታ ቦታ ወይም ግንባታ ያላለቀ እስታዲየም ሲሆን እስታዲየም በሚሰራበት ሰዓት ምን አይነት ቅደም ተከተሎችን እያለፈ እንደሚሄድ የሚያሳይ የግንባታ አይነት ነው ።

በአካባቢያችን የሚገኙ እናቶች እንዴት ልጆቻቸውን እንደሚንከባከቡ እና እንዴት ፍቅር እንደሚሰቱ እንዲሁም ባላቸው ነገር ላይ ደስተኛ እንደሆኑ የሚያሳይ ምስል ነው።

ይህ ምስል የኢትዮቴሌኮም ወይም የቴሌ ብር ማስታወቂያ ሲሆን ፤ በዚህ ማስታወቂያ ላይ ቴሌ ብርን ሲጠቀሙ ሽልማት እንደሚያገኙ ይናገራል።

ይህ ዘመናዊ አልጋ ሲሆን በቤት ውስጥ እቃ የምንመድበው ነው ። ይህ አልጋ ከእንጨት የተሰራ ነው ። ከጎኑም ኮመዲኖ የምንለው የአልጋ ክፍል አለ።

ገበሬዎች ከብቶቻቸዉን ጥዋት እና ምሸት እንዴት እንደሚነዱ እና ከብቶች ደግሞ ለግብርናዉ ምን ያህል ጠቃሚ እንደሆኑ ገበሬዎች እና ከብቶች ያላቸዉን ቁርኝነት የሚያሳይ ምስል ነዉ።

ይህ የግብርና ምርት ሲሆን ፤ ስሙም ነጭ ሽንኩርት በመባል ይታወቃል፣ ገና ከመሬት ስር እያለ ሳይነቀል በእርጥብነቱ የሚታይ የግብርና ምርት ነው።

ይህ የቤት እቃ የምግብ ጠረንጴዛ ሲሆን በተለምዶ ዲኒንግ ቴብል በመባል የሚታዎቅ ሲሆን፤ ይህ የምግብ ጠረንጴዛ ስምንት መቀመጫዎች ሲኖሩት አንድ ጠረንጴዛ አለው። ምግብ ስንመገብ የምንጠቀምበት ጠረንጴዛ ነው።

ይሔ የቡና ቤት ምስል፤ አካባቢው ደግሞ ባንኮኒ የሚባለው የተለያዩ መጠጦችን ለመደርደር የምንጠቀምበት ውስኪዎችን ፣ ጅኒዎችን የምንደረድርበት ቦታ ነው።

ይህ ጫማ ሲሆን ጫማውም የጨቅላ ህፃን ጫማ ሲሆን የተሰራበት እቃም ከስፖንጅና ከጨርቅ ለልጆች እንዲመች ተደርጎ በስዕል አጊጦ የተሰራ የጫማ አይነት ነው።

እኒህ ሰውዬ ከብቶችን እየተንከባከቡ ሲሆን ከዚህ ጋ የምናያቸው ከብቶች የሀበሻ ከብቶች በመባል የሚታዎቁ ሲሆኑ እንደምናያቸው አብዛኞቹ ሴቶች ናቸው። እነዘህም የወተት ምርትን ይሰጣሉ።

ይህ የቆዳ ቅባት ሲሆን ስሙም ዶቭ ይባላል። ብዙ ጊዜ ቆዳችን ለማለስለስ የምንጠቀምበት የቅባት አይነት ነው ።መልኩም ነጭ ነው ።

ይህ የሱፐር ማርኬት ምርት ፈንታ የሚባል መጠጥ ሲሆን መጠጡም የቆርቆሮ መጠጥ እና በሱፐርማርኬት የምናገኘው መጠጥ ነው።

ይህ መኪና ኢትዮጵያ ውስጥ በህዝብ ትራንስፖርት የሚታወቅ ሲሆን በጣም ርቀት የሆኑ ጉዞወችን ህዝብን በማመላለስ ይታወቃል ንብረትነቱም አባይ ባስ ይባላል።

ይህ ጌጣጌጥ በድሮ ጊዜ እናቶች የማያጌጡት በአንገታቸው ላይ የማያደርጉት የብር ጌጥ ወይም ማር ቴሬዛ በመባል የሚታውቅ የጌጥ አይነት ነው።

ይህ የዜና ምስል በአማራ ክልል ላይ ስለ ንግዱ ሁኔታ ባለስልጣናት እየተወያዩ መፍትሔ አቅጣጫዎችን ለማስቀመጥ ጥረት እያደረጉ የሚያሳይ የምስል አይነት ነዉ።

በተለያዩ ገጠርአማ አከባቢአዎች ውሃ በሌላቸው ቦታዎች ውሃ በመገንባት ውሃ የተቸገሩ ሰዎችን በማጠጣት ልጆችን እናቶችን እንደዚህ ማስደሰት እንደሚቻል ነው።

ይህ በሀገራችን በጣም የሚታወቅ ምግብ ነው ።ይህም ምግብ ገንፎ ይባላል። እንደምናየው ነጭ ነው ።ከዱቄትና ከቂቤ የሚሰራ ነው ።

ወንጀለኞች ወንጀል ለመስራት የሚጠቀሙት የመሳሪያ አይነት ሲሆን ስሙም ሽጉጥ ይባላል። እነዚህ መሳሪያዎች ከወንጀለኞች ህግ አስከባሪዎች የተቀበሏቸው ናቸው።

ይህ ዝንጀሮ የሚባል የዱር እንስሳ ሲሆን እንደምናየው በጣም ጸጉሩ ደስ የሚል ውበቱ የሚያምር ተለቅ ያለ የዝንጀሮ ወይም የዱር እንስሳ ይባላል።

ይህ ጫማ ሲሆን ብዙ ጊዜ ሴቶች የሚለብሱት የጫማ አይነት ነው። ይህ ጫማ ለፕሮግራም እና ጥሩ እራሳቸውን ለመጠበቅ በሚወጡበት ሰአት የሚለብሱት የጫማ አይነት ነው።

ይህ የፋሽን ትሪት ሲሆን በፋሽን ትሪቱ ላይ የኢትዮጵያ ባህላዊ ልብሶች ሴቶች ለብሰው እያሳዩ እያሳዩ እና እተንቀሳቀሱ የምናይበት ነው።

ይህ መጽሐፍ ሲሆን የመጽሃፉም ርእስ የጽሁፍ ጥበብ መመሪያ ሲሆን ያሳተመውም ኩራዝ አሳታሚ ድርጅት ነው ። መጽሐፍም የሽፋኑ ነጭና ሰማያዊ አይነት የተሰራ ነው ።

በዚህ ምስል ላይ የአማራ ክልል ፖሊሶች ማህራዊ ግዴታቸውን ተወጠው ህግ አስከብረው ሲጨርሱ ከማህበረሰቡ ወጣት ጋር ደስታቸውን እየገለፁ ነው።

ይህ መጓጓዣ ወይም ተሽከርካሪ ሲሆን ፤ ከባድ ጭነት ያላቸውን ነገሮች የምናጓጉዝበት የተሽከርካሪ አይነት ነው ።እዚህ እንደምናየው በጣም ትልቅ ማሽን እያንቀሳቀሰ እና እያጓጓዘ ይታየናል።

ይህ አትክልት ሲሆን ስሙ የአበሻ ጎመን በመባል ይባላል። ብዙ ጊዜ በአካባቢያችን በብዛት ለምግብነት እንጠቀምበታለን።

የሀገሪቱ መሪ ወይንም ጠቅላይ ሚኒስቴር ጎንደር በገቡ ወቅት በተለያዩ ማህበረሰብ እና ባለስልጣናት ታጅበው ከተማ ላይ ሲንቀሳቀሱ ያሳያል።

እኒህ ማህበረሰብ በተለያዩ ፕሮግራሞች ላይ በዘፈን እራሳቸውን እንደት እንደሚያስደስቱ በሰርግ ላይ በልደት ላይ እራሳቸውን እና ማህበረሰቡን እያስደሰቱ ነው።